ኢትዮጵያ ዉስጥ ከሚገኙ ማህበረሰቦች ዉስጥ አንዱ የሆነዉ የወሎ ማህበረሰብ ሲሆን ይህ ማህበረሰብ በጣም ፍቅር እና ርስ በርሱ ተቻችሎ የሚኖር ድንቅ ማህበረሰብ ነዉ።

ኢትዮጵያ ዉስጥ ብዙ የስነህንፃ ዉጤቶች ይገኛሉ:: ከነዚህም ዉስጥ አንዱ የሆነው የጀጎል ግንብ ሲሆን የጀጎል ግንብ ጥንታዊ ሲሆን የሚገኘውም በሐረር ከተማ ነው::

ኢትዮጵያ ውስጥ ብዙ ተፈጥሯዊ አካባቢዎች ይገኛሉ። ከነዚህም ውስጥ አንዱ የሆነው የሰሜን ብሄራዊ ፓርክ ሲሆን ይህ ፓርክ የተለያዩ እንስሳትን እና እፅዋትን የያዘ ነው ።

አትክልት ከሚባሉት ውስጥ የሚመደበው ካሮት ሲሆን ካሮት በቤታችን ውስጥ ምግብ ለማዘጋጀ የምንጠቀምበት አንዱ ግብዓት ሲሆን ቫይታሚን ኤም አለው።

ኢትዮጵያ ውስጥ ከሚገኙ ሀይማኖቶች አንዱ ካቶሊክ ሲሆን ይህ ሃይማኖት የራሱ የሆነ በዓል አከባበር እንዲሁም የአጽዋማት ቀኖች አሉት።

የቤት እንስሳት ከምንላቸዉ ዉስጥ አንዱ የሆነዉ አህያ ሲሆን ይህ አህያ አራት እግሮች ያሉት ሆኖ ለሰዉ ልጆች የተለያዩ እቃዎችን ለመሸከም ይጠቅማሉ።

ሰዎች መኖሪያ ቤቶችን ለመስራት የተለያዩ ነገሮችን ይጠቀማልሉ። ለምሳሌ፦ ጭቃ ቤትን ለመስራት የሚጠቀሙት ጭቃ፣ ጽድ፣ እንጨት፣ ቆርቆሮ እንዲሁም ምስማር ነው።

ፍራፍሬ ከምንላቸው ነገሮች ውስጥ አንዱ የሆነው አናናስ ሲሆን ይህ አናናስ ለሰውነታችን ጠቃሚ የሆኑ ንጥረነገሮች ሲኖሩት በጁስ መልኩ አድርገን እንጠጣዋለን ።

ኢትዮጵያ ውስጥ ከሚገኙ የሃይማኖት ተቋማት ዉስጥ አንዱ የሆነው የእስልምና ሃይማኖት ሲሆን በዚህ ሀይማኖት ውስጥ አማኞች በዓመት አንዴ የሚፆሙት ረመዳን የሚባል ጾም አለ።

ሰዎች ቤታቸውን ለማስጌጥ የተለያዩ የማስጌጫ ዘደወችን እንጠቀማለን። ለምሳሌ የቤታቸውን ግድግዳ ለማስጌጥ የተለያዩ ቀለሞችን ይጠቀማሉ።

የሱፐር ማርኬት ምርቶች ከምንላቸው ውስጥ ዘይት ዘይት ወጥን ለመስራት እንጠቀምበታለን። ከሱፍ ወይም ከአኩሪ አተር ዪዘጋጃል።

በአካባቢያችን ከሚገኙ እፅዋት ውስጥ አንዱ ባህር ዛፍ ሲሆን ይህ ባህር ዛፍ ቤት ለመስራት እንዲሁም ለማገዶነት ያገለግላል።

ልዩ ልዩ መሳሪያዎች ከሚባሉት ዉስጥ አንዱ የሆነዉ መጥረቢያ ሲሆን ይህ መጥረቢያ እንጨትን ለመፍለጥ የምንጠቀምበት አንዱ ልዩ ልዩ መሳሪያ ነዉ።

ሰዎች ቤታቸውን ለማስጌጥ የተለያዩ ነገሮችን ይጠቀማሉ። ለምሳሌ የቤታቸውን ጣሪያ ለመጠቀም ኮርኒስን ይሰራሉ። ይህ ኮርኒስ ከጅብሰም የተሰራ ሊሆን ይችላል።

የኢሌክትሮኒክስ መስሪያዎች ከምንላቸው ንገሮች ውስጥ አንዱ የሆነው ስፒከር ሲሆን ይህ ስፒከር በኤሊለክትሪክ የሚሰራ ሆኖ የተለያዩ ሙዚቃዎችን ከፍ ባለ ድምጽ እንድንሰማ ያደርገናል።

ከስፖርታዊ እንቅስቃሴዎች ውስጥ ወይም ውድድሮች ውስጥ አንዱ የሆነው የኳስ ጨዋታ ሲሆን ይህ የኳስ ጨዋታ በሁለት ቡድኖች የሚደረግ ግጥሚያ ሲሆን አንዱ ቡድን 11 ተጫዋቾች ይኖሩታል።

ሰዎች የተለያዩ መጽሐፍቶችን ያነባሉ ። ከእነዚህ መጽሐፍቶች ውስጥ አንዱ የሆነው ዴርቶጋዳ በሚል ርዕስ የተጻፈው ልቦለዳዊ መጽሐፍ ሲሆን የዚህ መጽሀፍ ደራሲ ይስማከ ወርቁ ይባላል ።

ኢትዮጵያ ውስጥ ከሚገኙት ዜጣዎች ውስጥ አንዱ የሆነው በኩር ጋዜጣ ሲሆን ይህ በኩር ጋዜጣ የተለያዩ ፖለቲካዊ መረጃዎችን የሚጽፍ የጋዜጣ አይነት ነው።

ኢትዮጵያ ውስጥ ከሚገኙ ክልሎች ውስጥ አንዱ የሆነው የአማራ ክልል ሲሆን የራሱ ባንዲራና መለያ አለዉ። የዚህ ባንዲራ ቀለምንም ቀይና ቢጫን የአካተተ ነው።

የቤት እና የቢሮ እቃዎች ከምንላቸዉ ዉስጥ አንዱ የሆነዉ ጠረጴዛ ሲሆን ይህ ጠረጴዛ ከብረት እንዲሁም ከጣዉላ የሚሰራ እቃ ነዉ።

ቡና ቤቶች የተለያቶችን ይሰጣል እነዚህ አገልግሎቶችን አንደኛ የትኩስ መጠጥ አገልግሎት ሲሆን ከትኩስ መጠጦች ውስጥ አንዱ የሆነው ወተት ነው።

ሴቶች ፀጉራቸውን ለማስያዝ የተለያዩ የማስያዣ ወይም የጌጣጌጥ ዐይነቶችን ይጠቀማሉ ጌጣጌጦች ከጨረቅ እንዲሁም ከተለያዩ ጨሌዎች የተሰሩ ሊሆኑ ይችላሉ።

ሰዎች በቤት ውሰጥ ሲሆኑ የተለያዩ ጫማዎችን ይጠቀማሉ። ለምሳሌ ነጠላ ጫማን በቤት ውስጥ ለመንቀሳቀስ የሚጠቀሙበት የጫማ አይነት ነው።

የመጓጓዣ አይነቶች ከምንላቸው ውስጥ አንዱ የሆነው ባጃጅ ሲሆን ባጃጅ ሶስት ጎማ ያላት እንዲሁም አራት ሰዎችን የመያዝ አቅም ያላት ተሽከርካሪ ናት።

ኢትፖጵያ ውስጥ ብዙ የስራ መስኮች ይገኛሉ ከነዚህም ውስጥ አንዱ የሆነው የማስተማር ስራ ሲሆን ይህ ስራ በትምህርት ተቋማት የሚካሄድ የስራ አይነት ነው።

ጻናት የተለያዩ እውቀቶችን ለማግኘት ወደ ትምህርት ቤት ይሄዳሉ። ለምሳሌ የመደመር እንዲሁም በቁጥሮች የማባዛት ትምርትን ከሂሳብ የትምህርት ክፍል ይማራሉ።

ኢትዮጵያ ውስጥ ብዙ መልካም ምድሮች ይገኛሉ ለምሳሌ በጎንደር አካባቢ የሚገኘው የሰሜን ተራሮች ሲሆን ይህ ተራራ ትንንሽ ቁጥቋጦዎችን ያበቅላል።

የቤት እንስሳት ከሚባሉት ውስጥ የሚመደበው አንዱ የሆነው ላም ስትሆን ይች ላም የወተት አገልግሎትን ትሰጣለች እንዲሁም ደግሞ የስጋ አገልግሎትንም ትሰጣለች።

የኢትዮጵያ ውስጥ ከሚገኙ የሀይማኖት ተቋማት ውስጥ አንዱ የሆነው የኦርቶዶክስ ሀይማኖት ሲሆን ምእመናን ነጠላቸውን በመልበስ በቤተ ክርስቲያን በመሄድ እየዘመሩ ጌታቸውን ያመሰግናሉ

የግብርና ምርቶችን ወደ ገበያ ማቅረብና ተወዳዳሪ ማድረግ የመንግስትና የባለድርሻ አካላት የትኩረት አቅጣጫ መሆን አለበት።

በአካባቢያችን ከሚገኙ ከእጽዋት አይነቶች ውስጥ አንዱ የሆኑ ፅድ ሲሆን ይህ እዕዋት የተለያዩ የተለያዩ የጣውላ ዘሮች ለመስራት እንጠቀምበታለን።

ኢትዮጵያ እስከሚገኙ መዝናኛዎቹ ውስጥ አንዱ የሆነው ጣና ዳር የውሃ ዳር የተሰራ መዝናኛ ነው።

የጽፈት መሳሪያ እቃዎች ከምንላቸው ውስጥ አንዱ የሆነው ኮምፒውተር ሲሆን, ይህ ኮምፒውተር በኤሌክትሪክ የሚሠራ ሲሆን የተለያዩ ጽሁፎችን ለመጻፍ እንጠቀምበታለን።

ማስጌጥ አንድን ቦታ ወይም ነገር ውበትና ማራኪነት እንዲኖረው ለማድረግ የሚደረግ ጥረት ነው።

ስፖርታዊ ውድድሮች በሁለት አይነት ይከፈላሉ እነዚህም ባህላዊ እና ዘመናዊ ተብለው ባህላዊ የምንላቸው ውስጥ የገና ጨዋታ ሲሆን ይህም በሁለት ቡድኖች የሚካሄድ የውድድር ዓይነት ነው።

የማስጌጥ ዓይነቶች እንደየቦታውና እንደ አላማው የሚለያዩ ሲሆን የቤት ውስጥ፣ የውጭና የዝግጅት ማስጌጥ ይጠቀሳሉ።

የዱር እንስሳት ከምንላቸው ውስጥ አንዱ የሆነው እባብ ሲሆን ይህ እንስሳ በሆዱ ወይም በደረቱ የሚሳብ የእንስሳ አይነት ነው ።

የግብርና ምርቶች ከምንላቸው መካከል አንዱ የሆነው ስንዴ ሲሆን ይህም የዳቦ ዱቄትን ለማዘጋጀት ይጠቅማል ።

ኢትዮጵያ ውስጥ የሚገኙ ታዋቂ መሪዎች ውስጥ አንዱ የሆነው ጠቅላይ ሚኒስተር ዶክተር አብይ ሲሆን ይህ ሰው በኢትዮጵያ ጠቅላይ ሚኒስትርነትን ስራ እየሰራ ይገኛል።

የቱሪዝም ቦታዎች ከሚባሉት ውስጥ አንዱ የሆነው የጎንደር ከተማ የሚገኘው የፋሲል ግንብ ሲሆን ይህ ግንብ በጣም ጥንታዊና አስገራሚ ቅርጽ ያለው ህንጻ ነው።

ኢትዮጵያ ውስጥ ብዙ የፖለቲካ ፓርቲዎች ይገኛሉ እነዚህ የፖለቲካ ፓርቲዎች በአምስት አመታት ምርጫ ስለሚያካሂዱ የተለያዩ የምርጫ ቅስቀሳዎችን ያደርጋሉ

የማስጌጥ ዓይነቶች እንደየቦታውና እንደ አላማው የሚለያዩ ሲሆን የቤት ውስጥ፣ የውጭና የዝግጅት ማስጌጥ ይጠቀሳሉ።

ሴቶች የተለያዩ የፀጉር አሰራር ዘዴዎችን ይከተላሉ ለምሳሌ ቁጥርጥር የተባለውን የፀጉር ስራ በብዛት በክረምት ወራቶች ይሰሯቸዋል ::

ሰዎች የተለያዩ የቱሪዝም ቦታዎችን ለማየት ወደ ተለያዩ ቦታዎች ይሄዳሉ። ለምሳሌ የእንሳሮ ወረዳን ለማየት ውድ እንሳሮ ይሄዳሉ።

የቤትና የቢሮ እቃዎች ከምንላቸው ነገሮች ውስጥ አንዱ የሆነው ወንበር ሲሆን ሰዎች ለማረፍ የሚቀመጡበት ቦታ ነው። ይህም ከእንጨት ወይንም ከብረት የተሰራ ሊሆን ይችላል።

መሰረታዊ አገልግሎት ከሚሰጡት ከሚሰጡ ተቋማት ውስጥ አንዱ የሆነው ቀበሌ ሲሆን ይህ ቀበሌ ለሰዎች የመታወቂያ አገልግሎት እንዲሁም የልደት ካርድ አገልግሎትን ይሰጣል።

በቤታችን ውስጥ ከሚገኙ የቤት ዕቃዎች ውስጥ አንዱ የሆነው የእንጀራ ምጣድ ሲሆን፤ ይህ ምጣድ እንጀራ ወይንም ዳቦ ለመጋገር እንጠቀምበታለን።

በአካባቢያችን ከሚገኙ እጽዋቶች ውስጥ አንዱ የሆነው ሊም ሲሆን ይህ ሊም ትናንሽ ቅጠሎች ያሉት ሲሆን ለማገዶነት የምንጠቀመው አንዱ እንጨት ነው።

የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን: በኢትዮጵያ ውስጥ እጅግ ጥንታዊ እና ትልቁ የክርስትና እምነት ተቋም ነው።

ሰዎች የተለያዩ እቃዎችን ለመግዛት ወደ ተለያዩ የንግድ ሱቆች ይሄዳሉ ለምሳሌ ሽንኩርት ድንች ቲማቲም የተለያዩ ነገሮችን ለመግዛት ይሄዳሉ ።

የራሳቸው አርማ ካላቸው ተቋማት ውስጥ አንዱ የሆነው የኦሎምፒክ አርማ የሚባለው ሲሆን ይህ አርማ አምስት የተለያየ ቀለም ያለውቸው ቀለበቶችን በአንድነት ላይ የያዘ አርማ ነው።

ሰዎች የተለያዩ የጫማ አይነቶችን ይጠቀማሉ ከነዚህም ውስጥ የሆነው ሽፍን ጫማ ሲሆን ይህ ጫማ ከቆዳ የሚዘጋጅ የጫማ ዓይነት ነው።

በአካባቢያችን ከምናገኛቸው አትክልቶች ውስጥ የሆነው ጎመን ሲሆን ይህ ጎመን አረንጓዴ ቅጠል ያለው ሆኖ ለምግብነት የምንጠቀመው ነው ።

ሰዎች የተለያዩ የውበት መጠበቂያ ቁሶችን ይጠቀማሉ። ከነዚህም ውስጥ አንዱ የሆነው ባልዚን ሲሆን ይህ ባልዚን ቆዳቸው ለስላሳ እና ንጹሕ እንድሆን ያደርጋል።

በደቡብ ውስጥ ዙር ማህበረሰቦች ይገኛሉ። ከነዚህም ውስጥ አንዱ የሆነው የጉራጌ ማህበረሰብ ሲሆን፤ ይህ ማህበረሰብ የራሱ የሆነ ቋንቋና የአኗኗር ዘዴ አለው።

ሰዎች የተለያዩ እቃዎችን ለመግዛት ወደ ንግድ ሱቆች ይሄዳሉ ለምሳሌ ሽንኩርት ለመግዛት ይሄዳሉ ሽንኩርት ወጥን ለመስራት የምንጠቀመው አንዱ ግብአት ነው።

ንግድና ግብይት ከምንላቸው ነገሮች ውስጥ አንዱ የሆነው ሰዎች ወደ ሱቆች ሄደው የሚገበያዩበት ሂደት ሲሆን ለምሳሌ ስኳር ሊገዙ ይችላሉ ። ይህ የግብይት አንዱ ሂደት ነው ።

ኢትዮጵያ ውስጥ ብዙ የተፈጥሮ ቦታዎች ይገኛሉ። ከእነዚህም ውስጥ አንዱ የሆነው የጢስ አባይ ፏፏቴ ሲሆን ፤ይህ ፏፏቴ በጣም አስገራሚ እና አስደናቂ ቦታ ነው።

ኢትዮጵያ ውስጥ ብዙ አይነት መልካም ምድሮች ይገኛሉ ከእነዚህም ውስጥ አንዱ የሆነው ራስ ዳሸን ተራራ ሲሆን ይህ ቦታ ተራራማ እና ከፍተኛ ቦታ ነው::

ከዜና እርሰጉዳዮች ውስጥ አንዱ የሆነው ሰበር ዜና ሲሆን ይህ ዜና ያልተለመዱ ወይም አዲስ ክስተቶችን በሰበር ዜና ይቀርባሉ።

መዝናኛ ቦታዎች ከሚባሉት ውስጥ አንዱ የሆነው የኩሪፍቱ ሪዞርት ሲሆን በባህር ዳር የሚገኝ አንዱ የመዝናኛ ቦታ ነው ።

ኢትዮጵያ ውስጥ ብዙ ማህበረሰቦች ይገኛሉ። ከነዚህ ማህበረሰቦች ውስጥ አንዱ የሆነው የራያ ማህበረሰብ ሲሆን የራሱ ያለባበስ እንዲሁም የአመጋገብ ስርአት አለው።

ኢትዮጵያ ውስጥ ብዙ የፖለቲካ ፓርቲዎች ይገኛሉ። ከነዚህም ውስጥ አንዱ የሆነው የአብን ፓርቲ ሲሆን ይህ ፓርቲ የአማራ ክልል ህዝብን ወክሎ በፓርላማ ወንበር ተሰጥቶት ያለ ፓርቲ ነው።

በቤታችን ውስጥ የሚገኙ የመጠጥ አይነቶች ውስጥ አንዱ የሆነው ጠላ ሲሆን ጠላን ለማዘጋጀት የተለያዩ ግብአቶችን መጠቀም አለብን። ከነዚህም ውስጥ ጌሾ ብቅል እንድሁም ዳጉሳና በቆሎ እንጠቀማለን።

የዱር እንስሳ ከምንላቸው ውስጥ አንዱ የሆነው አንበሳ ሲሆን አንበሳ በጫካ ውስጥ የሚኖር አስፈሪ እና በጣም ትልቅ እንስሳ ነው።

ሰዎች የልደት ዝግጅቶችን ለማክበር የተለያዩ ማስጌጫዎችን ይጠቀማሉ ለምሳሌ ንፋፊት፣ ጅም ላይት እንዲሁም አበባዎችን ይጠቀማሉ።

ሰዎች የተለያዩ ጌጣጌጦችን ይጠቀማሉ ከእነዛ መካከል አንዱ የሆነው የአንገት ሀብል ሲሆን የአንገት ሀብል ከወርቅ ከብር እንዲሁም ከአርብሻል ነገር ይሰራል።

የስፖርት እንቅስቃሴዎች ከምንላቸው ውስጥ አንዱ የሆነው ሩጫ ሲሆን በሀገራችን እጅግ ታዋቂ ከአትሌቶችን ይገኛሉ ከነዚህም ውስጥ አንዱ የሆነው አትሌት ሃይሌ ገብረስላሴ ነው።

ሰዎች የተለያዩ ፕሮግራሞች ሲኖርባቸው ቤታቸውን በጌጣጌጦች ያስጌጣሉ ለምሳሌ ፊኛ በመጠቀም ፥ አበባ በመጠቀም ያስጌጣሉ።

ኢትዮጵያ ዉስጥ ከሚገኙ የስነ ህንጻ ዘርፎች ዉስጥ አንዱ የሆነው የጋራ መኖሪያ ቤቶች ህንጻ ሲሆን ይህ ህንጻ በጣም ረጅም እና የተለያዩ ዲዛይኖችን የያዘ ህንጻ ነው።

መሠረታዊ አገልግሎት ከምናገኝባቸው ተቋማት ዉስጥ አንዱ የሆነው ትምህርት ቤት ሲሆን ይህ ትምህርት ቤት እውቀትን ለማግኘት እንዲሁም የተለያዩ ሙያዎችን ለመማር ይረዳናል ።

ኢትዮጵያ ውስጥ ተወዳጅ ምግብ የሚባለው ዶሮ ወጥ ሲሆን የሚዘጋጀውም ከዶሮ ሲሆን የተለያዩ ቅመማቅመም ተጨምሮበት ቆንጆ ሆኖ ይሰራል።

ኢትዮጵያ ዉስጥ ብዙ አስገራሚ ተፈጥሮአዊ ያላቸዉ ቦታዎች ይገኛሉ። ከእነዚህም ዉስጥ አንዱ የሆነዉ የራስ ዳሽን ተራራ ሲሆን ይህ ተራራ በጣም ረዥም እና ትንንሽ ቁጥቋጦዎች ያሉበት ሲሆን በጣም ቀዝቃዛ ቦታ ነዉ።

የቤት እንሣት ከምንላቸው ዉሥጥ አንዱ የሆነው ዉሻ ሲሆን ዉሻ ከቤታችን ዉስጥ ሌባን ከሚጠብቁ እንሣሳቶች ዉስጥ አንዱ ነው።

የተለያዩ ሰዎች የተለያዩ የቱሪዝም ቦታዎች ለማየት የተለያዩ ጉዞዎች ያደርጋሉ። ለምሳሌ ወደ ሰሜን ሸዋ አካባቢ ሔደው የእንሳሮ ወረዳን ያያሉ።

ሰዎች የተለያዩ የመጓጓዣ አይነቶችን ይጠቀማሉ ከመጓጓዣ አይነቶች ውስጥ አንዱ የሆነው ባጃጅ ሲሆን ይህ ባጃጅ ሶስት እግር ጎማዎች አለት እንድሁም አራት ሰዎችን የመጫን አቅም አለው።

የቤት እቃዎች ከምንላቸው ውስጥ አንዱ የሆነው ጠረንጴዛ ሲሆን ጠረጴዛ አራት ወይም ሶስት እግሮች ያሉት ሲሆን የሚሰራውን ከጣውላ እና ከብረት ነው።

በቤታችን ውስጥ ከሚዘጋጁ የመጠጥ አይነቶች ውስጥ አንዱ የሆነው ጠጅ ሲሆን ይህ ጠጅ ቢጫ ቀለም ያለው ከማርና ከጌሾ የሚዘጋጅ የመጠጥ አይነት ነው።

ኢትዮጵያ ውስጥ ብዙ የፖለቲካ ችግሮች ይገኛሉ። ከነዚህም ውስጥ አንዱ የሆነው በትግራይ ክልል የሚገኘው የፖለቲካ ችግር ነው። ይህም ህብረተሰቡን እየጎዳ ይገኛል።

ድርጅቶች ያደረጓቸውን ምርቶች ለተጠቃሚው ህብረተሰብ ለማድረስ በተለያዩ የማስታወቂያ ስራዎች ምርቶቻቸውን ያስተዋውቃሉ። ለምሳሌ የዳይፐር ምርት ለማስተዋወቅ በቴሌቪዥን ይጠቀማሉ።

ኢትዮጵያ ውስጥ ከሚገኙ ሃይማኖቶች ውስጥ አንዱ የሆነው የኦርቶዶክስ ሃይማኖት ሲሆን በዚህ ሃይማኖት የሚከበሩ በአላቶች አሉ። ከነዚህም በአላቶች ውስጥ አንዱ የሆነው የመስቀል በአል ሲሆን ደመራ በመለኮስ የሚከበር በአል ነው።

ኢትዮጵያ ውስጥ ብዙ የከፍተኛ ትምህርት ተቋማት ይገኛሉ። ከእነዚህም ውስጥ አንዱ የሆነው የአዲስ አበባ ዩኒቨርሲቲ ሲሆን ይህ ዩኒቨርስቲ አሁን ላይ ራስ ገዝ ዩኒቨርስቲ ተብሎ ይጠራል።

ከንግድና ግብይት ዘርፎች ውስጥ አንዱ የሆነው የጤፍ ንግድ ሲሆን ይህ የጤፍ ንግድ ነጋዴው ለህብረተሰቡ በተመጣጣኝ ዋጋ የሚያቀርብበት ሂደት ነው።

የመኖሪያ ቤት አይነቶች ከምንላቸው ውስጥ አንዱ የሆነው የጋራ መኖሪያ ቤት ወይም ኮንዶሚኒየም የሚባለው ሲሆን ይህ ቤት ሰዎችን የራሳቸው የመኖሪያ ቤት እንድኖራቸው ያደርጋል።

የምግብ ዓይነቶች ከምንላቸው ውስጥ አንዱ የሆነው የሽንብራ አሳ ሲሆን ይህ የሽንብራ አሳ የሚዘጋጀውን ከሽምብራ ዱቄት ነው ።

ሰዎች ከቦታ ቦታ ለመንቀሳቀስ የተለያዩ የመጓጓዣ አይነቶችን ይጠቀማሉ። ለምሳሌ:-አንዱ የሆነው መርከብ ሲሆን ይህ መርከብ ባህሮችን ወይም ውሀማ አካላትን ለመሻገር ይጠቅመናል።

ኢትዮጵያ ውስጥ ከሚነገሩ ታሪኮች አንዱ የሆነው የአድዋ ድል ታሪክ ሲሆን ኢትዮጵያ ጣሊያንን ድል ያደረገችበት ታሪክ ነው ።

ሰዎች ለመዋብ የተለያዩ የውበት መጠበቂያ ዘዴዎችን ይጠቀማሉ ለምሳሌ የፀሐይ ብርሃንን ቆዳቸው እንዳይጎዳ ሰንስክን የሚባል መዋቢያ ይጠቀማሉ።

በ አካባቢያችን ከሚገኘው አትክልቶች ውስጥ አንዱ የሆነ ጥቅል ጎመን ሲሆን ክብ ቅርጽ ያለው ሲሆን ለምግብነት የምንጠቀመው አንዱ የአትክልት ዘር ነው።

የሙዚቃ መሳሪያዎች ከምንላቸዉ ዉስጥ አንዱ የሆነዉ ሳክስፎን ሲሆን ይህ ዘመናዊ የትንፋሽ መሳሪያ ከሚባሉት ዉስጥ አንዱ ነዉ።

ሰዎች የተሻለ ኑሮ ፍለጋ ወደ ተለያዩ ሀገራት ስደት ያደርጋሉ ለምሳሌ ብዙ ኢትዮጵያውያን ኢትዮጵያዊያን ወደ አውሮፓ ሀገር ለመሄድ በሊቢያ በኩል ይሰደዳሉ።

ጸጉራችን እንዳያያዝ እንድሁም ቆንጆ እንድሆንልን የተለያዩ ማበጠሪያዎችን እንጠቀማለን ከነዚህም ውስጥ አንዱ የሆነው ብሩሽ የሚባለው ማበጠሪያ ሲሆን ይህም ጸጉራችን እንዳያያዝብን ይረዳናል።

የሱፐር ማርኬት ምርቶች ከምንላቸው ውስጥ አንዱ የሆነው የሃይላንድ ጁስ ሲሆን ይህ የሀይላድ ጁስ ከማንጎ ወይንም ከአናናስ ወይንም ደግሞ ከአፕል የተዘጋጀ ሊሆን ይችላል።

የኤሌክትሮኒክስ እቃዎች ከምንላቸው ውስጥ አንዱ የሆነው ሞባይል ስልካችን ሲሆን ይህ ሞባይል ስልካችን በቻርጀር የሚሰራ ሲሆን የተለያዩ መረጃዎችን ለመለዋወጥ እንጠቀምበታለን።

ኢትዮጵያ ውስጥ ከሚገኙ አሁን ሁኔታ ግንባታዎች ውስጥ አንዱ የሆነው በአዲስ አበባ የሚገኘው የኢትዮጵያ ንግድ ባንክ ህንፃ ሲሆን ይህ ህንፃ በጣም ረጅም እና ውብ ህንፃ ነው።

መሰረተ ልማት ከሚባሉት ውስጥ አንዱ የሆነው ድልድይ ሲሆን ይህ ድልድይ ወንዞችን ለማቋረጥ አመጠቀምበታለን ለምሳሌ ባህር ዳር የሚገኘው የአባይ ድልድል ይጠቀስበታል።

በቤታችን ዉስጥ ከሚገኙ ማሽኖች ዉስጥ አንዱ የሆነው የጁስ መፍጫ ማሽን ሲሆን ይህ ማሽን የተለያዩ ፍራፍሬዎችን ለመፍጨት እንጠቀምበታለን።